ከመጓጓዣ ዘርፎች ውስጥ አንዱ መኪና ነው መኪና በመሬት ላይ ነው የሚሄደውና ከአንድ ቦታ ወደሌላ ቦታ

ለምሳሌ ዘይት የገበያ ግብዓት ነው ወይም ዕቃ ነው ማለት ነው። ዘይት ለምግብ ማብሳያነት ነው የሚጠቅመው። ከተለያዩ እህሎች ተጨምቆ ምግብ ለመስራት ያገለግላል ማለት ነው ዘይት።

እንግዲህ ከልዩ ልዩ መሳሪያዎች ውስጥ አንዱ ምንድነው? ሽጉጥ ነው። ወይም ደግሞ ጥይት ማለት ነው። ይህ ጥይት ወይም ሽጉጥ ሰዎች ጠላት ሲመጣ ይጠቀሙበታል ።ብዙ ጊዜ ወታደሮች ጋር ፣ህግ አስከባሪዎች ጋር ይገኛል ማለት ነው ።ይህ ጥይት ወይም ሽጉጥ።

ከቤተሰብ አባላት አንዷ እናት ነች ማለት ነው እና ቤተሰብ በአንድ ላይ ተሰብስበው በአንድ ላይ በዓል ያከብራሉ ብዙ ነገሮቸን ያእንን ደግሞ እናት በጣም ትልቅ አስተዋፅ አላት ከቤተሰብ አባላቶች ውስጥ

እንግዲህ ከመሰረተ ልማቶች አንዱ የመንገድ ነው:: መንገድ እንግዲ ሰዎች ተመችቷቸው ሳይጎሳቆሉ ከአንድ ቦታ ወደ ሌላ ቦታ እንዲሄዱ ይጠቅማቸዋል ማለት ነው :: ቀጥ ያለ መንገድ ከሆነ ለመኪናም ለጋሪም ለሁሉም ዓይነት መጓጓዣ ምቹ ይሆናል ::

ከጽህፈት መሳሪያ እቃዎች መካከል እርሳስ ነው :: እርሳስ ማለት እላዩ ላይ ማጠፊያ ላጲስ ያለው የጽፈት መሳሪያ ነው የተሳሳትነውን እያጠፋን ልንጽፍበት የምንችለውም መሳሪያ ነው ማለት ነው እርሳስ ::

ከቤት እንስሳቶች አንዷ ላም ነች። ላም እንግዲህ ወተቷ የሚጠጣ ስጋዋ የሚበላ ቀንድ አላት። አራት እግር አላት። እና ለማዳ የቤት እንስሳ ነች ማለት ነዉ።

ቡና ቤቶች ለምሳሌ አሁን አሉ በተለያየ አካባቢ ሰዎች ገብተው ተዝናንቶ የሚወጡባቸው ቡና ቤቶች ማለት ነው። ጠጥተው በልተው የሚወጡባቸው እና ውጪ ላይ ህብረተሰቡን አገልግሎት የሚሰጡ ቤቶች ናቸው።

ከቤተሰብ አባላት አንዱ ልጅ ነው ። ልጅ ማለት ከእናት እና ከአባት ተወልዶ እንደ አንድ የቤተሰብ አካል የሚኖር ነው ማለት ነው በቤት ውስጥ እና የተለያዩ የስራ ድርሻዎች ሊኖሩት ይችላሉ። ልጅ ለምሳሌ ለቤተሰቡ መታዘዝ አለበት ።

ዜና እንግዲህ አንድ የመረጃ ምንጭ ነው ማለት ነው። ለምሳሌ የኢትዮጵያ ዜና ድርጅት በሀገሪቱ የተፈጠሩትን የተለያዩ ወቅታዊ ጉዳዮች ለማህበረሰቡ በማድረስ ይዘግባል ማለት ነው እንግዲሕ

እንግዲህ ምንድነው ቀሚስ ለምሳሌ የመጣ ቀሚስ የሆነ ሰአት ላይ በጣም ሰው ሁሉ የተለቀቀበት እና ሰው ሁሉ የወደደው ከሆነ እኛ ያንን ቀሚስ ብንለብስ የዘመኑ አለ የተባለ ዘናጮች መሆን እንችላለን ማለት ነው ።

ጫማ ጫማ እንግዲ እግር ላይ የሚጠለቅ ለመሄድ የሚያገለግል ነገር ነው። ለምሳሌ ክፍት ጫማ ክፍት ብዙውን ጊዜ የሚጠቀሙት ሴቶች ናቸው። ወይም ነጠላ ጫማ ተብሎ ይትጠራ።

እንግድህ ምንድን ነው? ከተለያዩ አካባቢወች ሰወች መጥተው ይጎባኛሉ ማለት ነው። ሀገሮችን በጉዞ መልክ መጥተው ታሪካዊ ቦታወች ሊሆን ይችላል፤ መንፈሳዊ ቦታወችን ሰወች ከአንድ ቦታ መጥተው አይተው፣ ጎብኝተው ሊሄዱ ይችላሉ። ያ እንግድህ ጉዞ ይባላል።

መጓጓዣ ከአንድ ቦታ ወደ ሌላ ቦታ ለመሄድ የምጠቀምበት ነገር ሲሆን እሱ አንዱ የባሕር ነው። በባህር ላይ ሰዎች በመርከብ ላይ ዕቃዎችን ይዘው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስና ካሰቡት ቦታ መድረስ ያስችላቸዋል ማለት ነው መርከብ።

የተለያዩ ሀይማኖቶች አሉ ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ሀይማኖት አለ። እሱ ሃይማኖት የተለያዩ ክብረ በዓላቶች፥ የአምልኮ ስነ ስርዓቶችን ያካተተ እምነት ነው ማለት ነው የኢትዮጵያ ተዋህዶ ቤተክርስቲያን።

ጫማ እንግዲህ ከአንድ ቦታ ወደሌላ ቦታ ለመሄድ ያገለግላል። ከእርሱ መካከል ሽፍን ጫማዎች አሉ ማለት ነው። እንደሸራ ጫማ ያሉ፣ ቆዳ ጫማ ሊሆን ይችላል። እንግዲህ ከእግራችን ላይ አድርገነው ለውበት እና እግራችን እንዳይጎዳ ይጠቅመናል።

ማሽን እንግዲህ የተለያየ ስራ ለመስራት ያገለግላል። ከዛ መካከል ለምሳሌ የስሚንቶ ማደባለቂያ ማሽን አለ። ያ ማሽን ሲሚንቶን በማደባልቅ ሰዎችን በጉልበት የሚሰሩትን ስራ ያቀለለ ጊዜያቸውን የሚቆጥብ ማሽን ነው ማለት ነው።

ቤተሰብ ለምሳሌ ወንድም እህት አባት እናት ሊሆኑ ይችላሉ ማለት ነው ። አባት ሚባለው በቤት ውስጥ ያሉትን ልጆች የወለደ እና ከመውለደም በላይ ያሳደገ የቤቱ አባወራ ነው ማለት ነው ።